ይህ ምስል የሚያሳየን ሁለት ወንድ እና ሴቶች በኢትዮጵያ ባህላዊ ኦርቶዶክስ ተዋህዶ ኃይማኖት ስርዓት እየተጋቡ ይገኛሉ። እና በራሳቸዉ ላይ ተክሊል አድፍተዉ ስለዚህ ሁለቱም ድንግል ናቸዉ ማለት ነዉ። እየተጋቡ ይገኛሉ።

በዚህ ምስል የሚታየው ወረቀቶችን ለመቆራረጫ የሚሆን መቀስ የተባለ መሳሪያ ነው እና ከላዩ ላይ ሁለት የስለት መሳሪያዎች አሉት በሱ በመጠቀም መቆራረጥ ይቻላል።

በዚህ ምስል ላይ የምናየው ሎሚ በ ጨው ኢትዮጵያ ውስጥ ወይም በተለያዩ አካባቢ የባህል ህክምና ሆኖ የሚያገለግል ሲሆን። የተለያዪ በሽታዎች ሊፈውስልን ይችላል። እናም ይህን በመጠቀም የተለያዪ ህመሞችን እንፈውስበታለን።

ይህ ምስል የሚያሳየን የእንቁላል ስብስቦችን ለግብይት ወይም ደሞ ለገበያ ላይ ቀርበው የሚገኙ እንቁላሎችን አንድ ላይ ሊሸጡ የቀረቡ እንቁላሎችን ያመለክታል እናም እነዚህ እንቁላሎች ከዶሮ ይገኛሉ።